አንድ ሆስፒታል የተለያዩ ሰራተኞችን ይቀጥራል። እና ከነሱ መካከል ለምሳሌ የጽዳት ሰራተኛ ቢጎል እና ቢያስፈልግ መጨመር ቢያስፈልግ ማስታወቂያ አውጥቶ መስራት የሚፈልግ ሰው መጥቶ ይሰራል።

በፋሽን ኢንዱስትሪ ላይ ኢትዮጰያ በጣም ከምታስተዋውቃቸው ነገሮች መካከል ውስጥ አንዱ የሆነው ባህላዊ ልብሶች ነው። ኢትዮጰያ የተለያዩ ብሄረሰቦች ስላሉ የተለያዩ ባህላዊ ልብሶች አሉ እሱን ታስተዋወቃለች።

በስነ ህንፃና ግንባታ ጊዜ ህንጻው ተገንብቶ እየጨረሰ ሊጨርስ አካባቢ ሳለ ቆርቆሮ ይመታል። ይህ ቆርቆሮም ቤቱን ውሃ እንዳይገባ እንዲሁም ደግሞ ፀሐይንም ለመከላከል የሚጠቅም ነው።

በመናፈሻዎች አካባቢ ከሚሸጡ የተለያዩ ነገሮች መካከል ምግቦች አንዱ ችፕስ ሲሆን ችፕስ ማለት ድንች በዘይት ተጠብሶ ደረቅ ብሎ የሚበላ ምግብ ነው::

በሥነ ሕንጻ እና ግንባታ ጊዜ እንጨቶች የተለያዩ ሚናዎችን ይጫወታሉ። ሰሪዎች በየቦታው በሚፈልጉበት ቦታ ሄደው እንዲሰፍሩ ይጠቅማቸዋል። እና ደግሞ መጨረሻ ላይ ቆርቆሮውን ለመምታት ይጠቅማል።

ከአትክልት ምዲብ የሚመደበው አንዱ ካሮት ሲሆን ብርቱካናማ ቀለም ያለው የአትክልት አይነት ነው ለአይናችን ጥራት ጥሩ የሆነና የተለያዩ ንጥረ ነገሮችን የያዘ ነው።

ዳኛ ከህግ አስከባሪዎች መካከል ውስጥ አንዱ ሲሆን ፍትህ እንዳይጓደል ከሚጥሩ እና ደግሞ ፍትህ ከተጓደለ መቀጫውን እየሰጡ ፍትሃዊነት እንዲሰፍን የሚያደርጉ ናቸው።

ቤታችን ውስጥ ከምንጠቀምባቸው የተለያዩ ማሸኖች መካከል አንዱ የሆነው የእቃ ማጠቢያ ማሽን ነው ። ይህ የእቃ ማጠቢያ ማሽን በአብዛኛው ጊዜ ሳህኖችን ለማጠብ ይጠቅመናል ማለት ነው ።

ጫማዎች ሊሰሩባቸው ከሚችሉ እቃዎች መካከል አንዱ ጎማዎች ሲሆኑ ፤ እነዚህ ጎማዎች በቀላሉ ተጣጣፊ እንዲሆኑ ጫማዎች እንዲሆኑ ከሚያደርገው ባህርይ አንዱ ነው።

ከለስላሳ መጠጦች መካከል አንዶ ሆነው ኮካ ሲሆን ኮካ በጣም ተወዳጅነህ ካደረፉ መጠጦች መካከል አንዱም እንዲሁም ከለሩ ጥቁር ሲሆን

በገጠራማ አካባቢዎች መሰረታዊ አገልግሎት ከሆነው ዉስጥ ዉሃ አንዱ ስለተጕደለባቸው በየቤታቸው ስለማይደርሳቸው ምንድን ያደርጋሉ በከርሰ ምድር ዉሃ እየከፈቱ ከከርሰ ምድር ዉሃ ይጠቀማሉ ማለት ነው::

በሀገራችን ውስጥ ከታተሙ የተለያዩ መጽሐፍት መካከል አንዱ የሆነው የፒያሳ ሚስጥራዊ ወፍ የሚለው ነው ። ፀሐፊውም ስሙ ዘሪሁን በመባል ይታወቃል ።

ለንግድና ግብይት የሚውሉ ዕቃዎች መካከል አንዱ የሆነው ስልክ ሲሆን፤ ስልክ እጅግ በጣም በሰው ዘንድ አስፈላጊ ስለሆነ ሰዎችም ይገዛሉ ሌሎችም ይሸጣሉ።

ከፍራፍሬዎች ዉስጥ የሚመደቡ አንዱ የሆነዉ አቮካዶ ሲሆን ይህ አቮካዶ ከተከፈተ ቶሎ የሚበላሽ ግን ጣፋጭነት ያለዉ ለጁስ መሆን የሚችል የየፍራፍሬ አይነት ነዉ።

ከሱፐር ማርኬት ምርቶች ውስጥ አንዱ የሆነው የስላሴ መጠጦች በተለያየ ነገር ታሸጉ የሚሸጡ ቦታ ነው።

በገጠር አካባቢ ምግብ ቤቶች አካባቢ የሚሸጡት ለስላሳ መጠጦች አብረው ለስላሳ መጠጥ ሳይሆን ጠጅ እና ጠላ ነው ።አብዛኛው ጊዜ የሚጠጣው ከተማ አካባቢ አልተለመደም ቤት ውስጥ ብቻ ነው የሚጠጡት

በሀገራችን ካፈራቻቸው ድንቅ እንቁጣጣሽ ዘፋኞች መካከል ውስጥ አንዱ የሆነው ጎሳዬ ሲሆን ጎሳዬ ከድሮ ጀምሮ እስካሁን ድረስ ለኛ ሙዚቃ ይያበረከተ ያለ ዘፋኝ ነው።

ባአካባቢያች ውስጥ ውበት የሚሰጡት ተፈጥሮች መካከል አንዱ የሆነው ዛፎች ሲሆኑ እነዚህ ዛፎች ሲያድጉ ለምለም ሆነው አረንጓዴ ሆነው ሰፈራችንን ያሳምሩልናል።

በአገራችን ላይ ነግሰዉ ከነበሩ ነገስታት መካከል ዉስጥ አንዱ የሆነዉ ሚናስ ሲሆን ሚናስ የንብለ ድንግል ወይም የዳዊት ተከታይ የሆነዉ ሁለተኛዉ ዳዊት የሆነዉ የሱ ልጅ ነዉ።

ዲዛይነሮች ከሚጠቀማቸው የተለያዩ አይነት እቃዎች መካከል አንደኛው እና ዋነኛው ሜትር ነው። ምክንያቱም ሜትር ልኬታቸውን በትክክል ለመለካት የሚጠቀሙበት መሳሪያ ነው።

በባህር ዳር ከሚገኙ የመጀመሪያ ደረጃ ትምህርት ቤቶች መካከል አንዱ የሆነው ኢትዮ ኢንተርናሽናል ትምህርት ቤት ነው። ኢትዮ ኢንተርናሽናል ትምህርት ቤት የመጀመሪያ ደረጃ ትምህርት ቤት ነው። እና ደግሞ የግል ትምህርት ቤት ነው።

ቤታችን ውስጥ ከምንገለገልባቸው የተለያዩ መሳሪያዎች መካከል አንዱ የሆነው መፍቻ ሲሆን መፍቻ የተለያዩ ብሎንዎችን ለመፍታት በቀላሉ ይጠቅማል ማለት ነው። የተለያዬ ሳይዝ አለው።

ከፍራፍሬዎች መካከል ውስጥ አንዱ የሆነው ኮክ ሲሆን ኮክ በጣም ጣፋጭ የሆነ የፍራፍሬ አይነት ነው። እና በአብዛኛውን ጊዜ ግን በብዛት አይሸጥም።

ዱር እንስሳት መካከል ውስጥ አንዱ የሆነው ጉማሬ ሲሆን ጉማሬ በጣም ብዙ ጋ ያለው ትልቅዬ የሆነ እንስሳ ነው። በአብዛኛው በውሃማ አካላት አካባቢ ይኖራል ማለት ነው።

የጎንደር ህዝብ ማበረሰብ ተሳስበው ከሚኖሩ ማህበረሰቦች ውስጥ አንዱ ሲሆን ለየት የሚያደርጋቸው የአዘፋፈን ባህላቸውና የአለባበስ ባህላቸው ነው።

በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ከሚከበሩት ክብረ በዓላት መካከል ዋነኛው አንዱ የጥምቀት በዓል ሲሆን የጥምቀት በዓል በጥር 11 ይከበራል::

ቤታችን ላይ ከምንጠቀምባቸው ማሽኖች መካከል አንዱ የሽንኩርት መፍጫ ሲሆን አይናችንን ሳያቃትለን በቀላሉ በማሽን ፈጭቶ የሚያቀርብልን ነው።

ምግብ ቤቶች ላይ ከምንመገባቸው ዋነኛ ምግቦቻችን መካከል ውስጥ አንዱ ሽሮ በየትኛውም አይነትን እንብላ። በመሐል ወጥ ይደረጋል።

ከተለያዩ የስላሳ መጠጦች መካከል ውስጥ አንዱ የሆነው ኮካ ሲሆን, ኮካ በጣም ጣፋጭነት ያለው ቀለሙ ጠቆር ያለ የመጠጥ አይነት ነው።

በባህላዊ ህክምና ላይ ከመነጥቅምባቸውም ባህላዊ መድኃኒቶች የሚውለው አንዱ ግራር ሲሆን ግራር ለተቅማጥ እንዲሁም ደግሞ የተለያዩ ስኳር በሽታ ሲኖር እንጠቀምበታለን።

ምግብ ቤቶች ላይ ምግብ ከበላን በኋላ ከምንጠጣቸው መጠጦች መካከል አንዱ የሆነው የአቡካዶ ጁስ ሲሆን አቡካዶ ጁስ አብዛኛውን ጊዜ የተለመደ ነው። በነዚህ አይነት ቦታዎች በሆቴሎች አካባቢ ላይ።

ከቤት እቃዎች ዉስጥ አንዱ የሆነዉ አንዱ ማንኪያ ሲሆን ማንኪያ ፓስታ በምንበላ ጊዜ፣ ሩዝ በምንበላበት ጊዜ እንዲሁም ደግሞ ወጥ የምናማስልበት መሳሪያ ነዉ እቃ ነዉ።

ለንግድ እና ግብይት ከምንጠቀምባቸው ሸቀጦች መካከል አንዱ የሆነው ሻይ ቅጠል ነው። ሻይ ቅጠል ያው ሰው ሻይ ለመጠጣት የሚጠቀምበት የቅመም ዓይነት ነው።

ከእፅዋት መካከል አንዱ ቀረቅሃ ሲሆን ቀረቅሃ የተለያዩ አገልግሎት ከሚውሉ እፅዋቶች አንዱ ነው።

ከቤት እቃዎች መካከል ዉስጥ አንዱ የሆነዉ ስቶቭ ሲሆን ስቶቭ ምግባችንን ለማብሰል እንዲሁም የተለያዩ ዉኃም ለማፍላት ይጠቅማል ማለት ነዉ።

ቡና ቤቶች ከሚሸጧቸው መጠጦች መካከል አንዱ የሆነው ሻይ ሲሆን ሻይ በተለያየ አይነት መንገድ ሊሰራ ይችላል ሻይ ቅጠል ሻይ ጋር ሊሆን ይችላል የአናነስ ምናምን ሻይ ሊኖር ይችላል።

ውሃ : ንጹህና ቀለም የሌለው፣ ሽታ የሌለው ፈሳሽ ሲሆን የሰው ልጅ ሕይወት መሠረት ነው። ጥማትን ለማስታገስና የሰውነትን ፈሳሽ ሚዛን ለመጠበቅ ዋነኛው መጠጥ ነው።

ዓለም አቀፍ ንግድ በሀገራት መካከል የሸቀጦችና የአገልግሎቶች ልውውጥን የሚያካትት ሲሆን የኢኮኖሚ ትስስርን ያጠናክራል።

አንዱ የመሠረተ ልማት ማእከል አንዱ የሆነው የኮብል ስቶን ዝርጋታ ሲሆን ፒስታ መንገዶችን ለመኪና ስለማይመቹ ሰዎችም ለመራመድ ስለማይመቻቸውን ሽፋን ምናምን ስለሚይዝ እነዚህን መንገዶች የኮብል ስቶን መስራት ማለት ነው።

ለመዝናኛ ቦታ ከሚጠጡት ዋነኛ መጠጦች መካከል ለስላሳዎች ሲሆኑ ህፃናትን ትልልቅ ሰዎች አልኮል የማይጠጡ ሰዎች ሄደው የሚጠጡአቸው ለስላሳ መጠጦች ናቸው ::

መሰረተ ልማት ሲባል የተለያዩ ነገሮችን የሚወክል ሲሆን ከእነርሱም መካከል የህንፃዎች ግንባታ ነው። አሁንም በባህር ዳርም በአጠቃላይ በሀገሪቱም ላይ በተለይ በአዲስ አበባ እየተካሄደ ያለ መሰረተ ልማት ያለው ነው።

በአሁኑ ሰዓት በአመት በአል ጊዜ ከምንጠቀማቸው ምግቦች መካከል አንዱ የስጋ ጥብስ ሲሆን የስጋ ጥብስ ማለት መረቅ ሳይኖረው ስጋው በሽንኩርት እና ቅቤ የተጨማምሮበት የሚበላ የምግብ ዓይነት ነው።

መጽሐፍ : በአንድ ርዕሰ ጉዳይ ላይ የተጻፉ፣ በገጾች ተሰብስበውና ታሽገው የሚቀርቡ የጽሑፍ ሥራዎች። ትምህርታዊ፣ ታሪካዊ፣ ሃይማኖታዊ ወይም ልብ ወለድ ሊሆኑ ይችላሉ።

ፖለቲካ በሀገር ወይም በክልል ውስጥ ሥልጣንን የማግኘት፣ የመጠቀምና የማስጠበቅ እንዲሁም የህዝብን ጉዳዮች የማስተዳደር ሂደት ነው

ብር ጌጣጌጥ ከሚሰሩባቸው አንዱ መስሪያ እቃ እሱ ሲሆን፤ ጆሮ ጌጦች ይሰሩባቸዋል የአንገት ሐብል የእጅ ጌጦች የተለያዩ ነገሮች መሳሪያ ነው።

ከአልኮኒክ ከሆኑ መጠጦች መካከል አንዱ የሆነው የቢራ መጠጥ ሲሆን ከሃያ አንድ ዓመት በላይ የሆኑ ሰዎች የሚጠጡት ተወዳጅ የሆነ መጠጥ ነው።

በቆሎ: በኢትዮጵያ በስፋት የሚመረተው የበጋ ሰብል ሲሆን ለምግብነት፣ ለመኖነትና ለተለያዩ ኢንዱስትሪዎች ግብአትነት ያገለግላል።

በአንድ ቢሮ ውስጥ ብዙ ፀሐፊዎች ይገኛሉ እነዚህ ፀሐፊዎች በሚጎሉ ጊዜ የቢሮ ማስታወቂያ ያወጣል ማለት ነውና ለስራው መስፈርት የሚያሟሉ ሰዎች መጥተው ይቀጠራሉ ::

በአካባቢያችን ከሚገኙ ተፈጥሮኣዊ ሀብቶች መካከል አንዱ የሆነው የውሃ አካላት ሲሆኑ እነዚህ የውሃ አካላት ፈሳሽ ወንዞች ሊሆኑ ይችላሉ፤ ሀይቆችም ሊሆኑ ይችላሉ።

ለመዝናናት ከምንጠቀምባቸው ቦታዎች መካከል አንዱ ወሴ ሎጂ ሲሆን ይህ ሎጂ በባህርዳር የሚገኝ ነው እና በጣም ነፋሻማ ደስ የሚል ቦታ ነው።

እንድ ዩንቨርስቲ በየአመቱ ብዙ ተማሪዎችን ስለሚቀበል መምህር ላያንስ ይችላል ።መምህር ለመቅጠር ማስታወቂያ ይወጣል። ለስራው ብቁ የሆኑ ሰዎች ይቀጠራሉ።

ከልዩ ልዩ ቤታችንን ለመስራት ወይም ደግሞ ከምንጠቀምባቸዉ መሳሪያዎች አንዱ የሆነዉ መጋዝ ሲሆን መጋዝ ዛፎቹን ለመቁረጥ እና የተለያዩ እንጨቶችን ለመቁረጥ ይጠቅማል።

ከቤት እቃዋች መካከል ውስጥ አንዱ የሆነው ስቶፍ ሲሆን ስቶፍ የኤሌክትሪክ ምድጃ ማለት ነው ምግባችንን ለማበሳሰል ይጠቅመናል ማለት ነው ::

በሀገራችን ላይ ካሉ በጣም ተወዳጅ ሽፍን ጫማዎች አንዱ የሆነው አንበሳ ጫማ ሲሆን አንበሳ ጫማ ኢትዮጵያ ውስጥ የሚመረት የጫማ አይነት ነው። እና የሚጠቀመው ቆዳ ነው። ከቆዳ ነው የሚሰሩት።

በኢትዮጵያ ዉስጥ ከሚጎበኙ የተለያዩ ቦታዎች መካከል ዉስጥ አንዱ የሆነው የፋሲል ግንብ ሲሆን ይህ የፋሲል ግንብ በጎንደር ነው የሚገኘው እና የነገስታት መኖሪያ የነበረ ቦታ ነው።

ከእፅዋት መካከል ዉስጥ አንዱ የሆነዉ ሚም ሲሆን ሚም በጣም አረንጓዴ ግንዱም አረንጓዴ የሆነ በዉኃማ አካባቢዎች ላይ ከሚበቅሉ እፅዋት መካከል አንዱ ነዉ።

ምግብ ቤቶች ውስጥ ገብታን ከምንመገባቸው ምግቦች መካከል አንዱ አገልግል ይባላል፤ አገልግል ብዙ ሰዎች አንድ ላይ ተሰብስበው የተለያዩ ምግቦች ሆኖ የሚመገበው ምግብ ነው፡፡

የባህር ዳር መልካምድር በጣም ከፍተኛ ነው ማለት ከፍተኛ ቦታዎች ይበዙበታል እንዲሁም ዛፎችና የተለያዩ አካላት ይገኙበታል ከዚአም ውስጥም ጣና አንዱ ነው።

በኢትዮጵያ በአማራ ክልል አካባቢ ከተመሰረቱ ወይም ከተስፋፉ ሃይማኖቶች መካከል አንዱ የቅባት ሃይማኖት ይባላል። ይህ የቅባት ሃይማኖት ከክርስትና ሃይማኖት ጋር ይመሳሰላል።

ንግድና ግብይት ከምንጠቀምባቸው ምግቦች መካከል አንዱ የሆነው ቃርያ ሲሆን በተለይ ፍርፍር ላይ በጣም የምንጠቀመው የምግብ ዓይነት ነው። ስጎ ተብሎ ይበላል ስጎ ጋር ተደርጎ።

ገበሬዎች ለማረስ ከሚጠቀሙባቸው መንገዶች መካከል አንዱ ባህላዊ ማረሻ መንገድ በሬዎችን ጠምዶ ማረስ ነው 2ሻኛ ያላቸው በሬዎች የሚያርሱበት መንገድ ነው።

ከኤሌክትሮኒክስ መካከል ውስጥ አንዱ የሆነው ኮምፒዩተር ሲሆን ይሄ ኮምፒውተር የተለያዩ መረጃዎችን ለማስቀመጥ እንዲሁም ደግሞ ጽሑፍ በእጃችን ከመጻፍ ይልቅ በኮምፒውተር ለመፃፍ እና ለመላክ ይጠቅመናል።

ሴቶች ውበታቸውን ለመጠበቅ ከሚጠቀሙባቸው ባህላዊ ነገሮች መካከል አንዱ ቀሲስ ሰሆን ቀሲል ፊታችን ላይ ስንቀባው ወዛም ከሆነን ከቡግር ምናምን ከፀሐይ ይጠበቃል።

ገበሬዎች ዘርተው ፤ ደክመው ፥ለፍተው ከዘሩ በኋላ የሚሰበስቧቸው ምርቶች መካከል አንዱ ማሽላ ነው። ማሽላ ተቀቅሎ ይበላል። ተሰርቶ ይበላል።

ሴቶች የተለያዩ ነገሮችን ለማጌጥ ይጠቀማሉ እነዚህ ነገሮች ግን የሚሰማሩባቸው እቃዎች አንዱና ዋነኛው ወርቅ ነው። ወርቅ በጣም ውድ የሆነው የጌጣጌጥ የሚሰራበት እቃ ነው።

ከመሰረታዊ የአገልግሎቶች ውስጥ አንዱ የሆነው መንገድ ዝርጋታ ሲሆን ኮብልስቶን ሊሆን ይችላል አስፋልት ሊሆን ይችላል ግን መኪናዎች ለመግባት እንዲችሉ ወይም ሰዎች ሳይቸገሩ እንዲሄዱ የሚረዳ ቦታ ነው።

ቀቅለል በትንሹ ከምንመገባቸው ምግቦች መካከል ውስጥ አንዱ የሆነው ስኳር ድንች ሲሆን ስኳር ድንች በጣም ጣፋጭ የሆነ ከመሬት ቆፍረን ከምናወጣቸው ምግቦች መካከል አንዱ ነው ።

ከተለያዩ የስላሳ መጠጦች መካከል አንዱ የሆነው ስፕራይት ነው ስፕራይት ሆዳችንን በሚነፋን ጊዜ ወይም ደግሞ ምግብ አልፈጭልን ባለ ጊዜ ስንጠጣው ብትን ያደርግልናል ማለት ነው እንዲሁም ጣፋጭነት ያለው ለስላሳ መጠጥ ነው።

ባህር ዳር ውስጥ ከሚገኙ የመጀመሪያ ደረጃ ትምህርት ቤቶች መካከል የሆነው ሚካኤል ትምህርት ቤት መካከል አንዱ ሲሆን የመጀመሪያ ደረጃ ትምህርት ቤት ነው እና ደሞ የግል ትምህርት ቤት ነው።

በኢትዮጵያ ላይ ካሉ ታላላቅ መሪዎች መካከል ከነበሩት አንዱ አፄ ቴዎድሮስ ሲሆን ዓፄ ቴዎድሮስ በኢትዮጲያ ውስጥ ነግሰው የተለያዩ ነገሮችን ለኢትዮጵያ በእርርክተው ካለፉ መሪዎቹ ውስጥ አንዱ ነው።

ለንግድና ግብይት ከሚሆኑ እቃዎችን መካከል አንዱ የኤሌክትሪክ ምጣድ ሲሆን የኤሌክትሪክ ምጣድ ሰዎችን በእሳት ሳይቃጠሉ እሳት ሳይበልባቸው ለመጋገር የሚጠቅማቸው መሳሪያ ነው።

በእስልምና ሃይማኖት ውስጥ ከሚከበሩ በአላት መካከል አንዱ የሆኑ ረመዳን በዓል ሲሆን ሙስሊሞች ከጎረቤቶቻቸው ጋር ያላቸውን ነገር ተካፍለው የሚውሉበት በአል ነው።

የደቡብ ህዝቦች ባንዲራ ወይም መለያ የምንለው አረንጓዴ ሰማያዊ እንዲሁም ቀይ ያለው ሲሆን በጎን በኩል በሦስት ማዕዘን ቅርጽ ሆኖ ደግሞ ያው የቢጫ ቀለም አለው።

ሽሮ በኢትዮጵያ ዉስጥ ከምንመገባቸዉ ምግቦች መካከል አንዱ ሲሆን የሚዘጋጀዉም ከአተር እና በአልጫም በበርበሬም አድርገን ከሰራነዉ እንዲያዉም ምጥን ሽሮ በመባል ይታወቃል።

የድሬዳዋ መለያ ባንዲራቸው እርግብ ሚዛንን ይዛ ከዛ ታች ላይ መጽሃፍ ያለው እና ደግሞ አካሉ ደግሞ በአረንጓደ ቀለም የተከበበ ባንዲራ መለያ አላቸው።

ምግብ ቤቶች ላይ ሄደን ከምንበላቸው ምግቦች መካከል አንዱ የሸክላ ጥብስ ሲሆን የሸክላ ጥብስ ማለት በሸክላ ስጋው ተጠብሶ ቃሪያም ተደርጎበት የሚበላ የምግብ አይነት ነው።

ከተለያዩ ስራዎች መካከል አንዱ የሆነው ዶክተርነት ሲሆን ዶክተሮች የታመሙ ሰዎችን በሆስፒታል ውስጥ ሆነው ወደ ጤናቸው ለመመለስ የሚያከሙ ሰዎች ናቸው።

የሀገራችን ባንዲራ አረንጓዴ ቢጫ ቀይና ሰማያዊ ቀለም ያለዉ ሲሆን መሀል ላይ ሰማያዊ ቀለም አለዉ እና ደግሞ ነጭ ኮኮብ ተስሎበታል ማለት ነዉ።

ከጽህፈት መሳሪያዎች ውስጥ አንዱ የሆነው እስክርቢቶ ሲሆን እስክርቢቶ በተለያየ ቀለም የምናገኘው ሲሆን ሀሳባችንን በወረቀት ላይ ለማስፈር የምንጠቀምበት መሳሪያ ነው።

በሀገራችን ዉስጥ ከሚገኙት የሰሰፖርት አይነቶች መካከል ኢትዮጵያ በጣም ስኬታማ ከሆነችባቸዉ አለም የሚያዉቅበት የምትታወቅበት የኢትዮጵያ ስፖርት ታዋቂዉ አንዱ ሩጫ ነዉ።

መንግስት የመንግስት ሰራተኛ ቢሮዎች ይኖሩታል እነዚህም የመንግስት ሰራተኛ ቢሮዎች ላይ ተቀጥረው ማገልገል የሚችሉ ሰዎች በሚያንስ ጊዜ ማስታወቂያ ይወጣል። እና ሰዎች መስፈርቱን ካሟሉ መተው ይቀጠራሉ ማለት ነው።

የአርጎባ ህዝብ ማህበረሰብ ተሰብስበው ከሚኖሩ ማህበረሰቦች ውስጥ አንዱ ሲሆን እነዚህ ማህበረሰቦች የተለያዩ ባህሎች፣ ወጎች እንዲሁም የአምልኮ ስርዓት ያላቸው ናቸው።

የእስልምና ሃይማኖት ተከታይ የሆነ ሰው የረመዳን እና ኢድ አልፈጥር በሚደርስ ጊዜ መስጊዳቸውን በተለያየ ነገሮች አስበው ይውላሉ ማለት ነው።

በጎጃም አካባቢ የእናቶች ባህላዊ ልብስ የሆነው አንዱ ጉንፍ ሲባል ይህ ጉንፍ ሰፊ ልብስ ሁኖ ኮተን ወይም ደግሞ ከጥጥ የሚሰራ ልብስ ነው።

ዋርካ ከእጽዋት መካከል ውስጥ አንዱ ሲሆን ይህም ሰፋ ብሎ የሚያድግ ረጅም ዛፍ ሲሆን እንጨቱ ለተለያየ አገልግሎት ይውላል ። ወንበር ለመስሪያ ፣ አልጋም ለመስሪያ ይሆናል ።

እሸት በባህርዳር ከተማ ውስጥ ከሚገኙ የመጀመሪያ ደረጃ ትምህርት ቤቶች መካከል አንዱ ሲሆን ይህ ትምህርት ቤት የግል ትምህርት ቤት ነው። እና ህጻናት ከኬጅ ጀምሮ እስከ 8ኛ ክፍል ይሠሩበታል።

በሃገራችን ውስጥ ታዋቂ ከሆኑ መሪዎች መካከል የነበረው አንዱ ዮሃንስ አርባአዊ ይባላል። ይህም የደጅ አዝማች ልጅ ናቸው። በትግራይ አካባቢ ሲኖሩ የቆዩ ታላቅ መሪ ናቸው።

አዲስ ዘመን ጋዜጣ አሁን ላይ ከሉት በጣም ታዋቂ ጋዜጦች መካከል ውስጥ ሲሆን የተለያዩ አዳዲስ ነገሮችን በማቅረብ ይታወቃል ማለት ነው። እንደ ስሙ አዲስ ነገር ያቀርባል።

ከህግ አስከባሪዎች መካከል ውስጥ አንዱ የሆነው ልዩ ኃይል ሲሆን ይህ ልዩኃይል የፖሊስ አይነት ነው ግን እንደዚህ የተለያዩ ረብሻዎች ምናምን በሚፈጠር ጊዜ ወጥተው ሰላም ለመፍጠር የሚችሉ አካላት ናቸው።

ከቤት እቃዎች መካከል ውስጥ አንዱ የሆነው የእጅ ማስታጠቢያ ሲሆን ብዙውን ጊዜ ደካማ አባቶች በሚኖሩበት ግዜ እነሱ ተነስተው ስለማይታጠቡ ልጆች ተነስተው ባሉበት ቦታ እጃቸውን የማስታጠብ የምንጠቀምበት እቃ ነው።

በኢትዮጵያ ውስጥ ከሚገኙ የተለያዩ አካባቢዎች መካከል አንዱ ባህርዳር ላይ የሚገኘው አባይ ማዶ ሲሆን አባይ ማዶ በጣም በክረምት ጭቃ የሚሞላበት ፣ በበጋ ደግሞ በጣም አቧራ የሚሆን ቦታ ነው ።

ከቤት እቃዎች መካከል ዉስጥ አንዱ የሆነዉ መጥረጊያ ሲሆን መጥረጊያ የተለያዩ ቆሻሻዎችን አንድ ቦታ ሰብስቦ ለማፈስ እንዲመች የምንጠቀምበት የማፅጃ እቃ መሳሪያ ነዉ።

በአሁኑ ሰአት በጣም ተፈላጊነት ካላቸው ስራዎች መካከል ውስጥ አንዱ የሆነው የምህንድስና ስራ ሲሆን ይሄ የምህንድስና ስራ በአምስት አመት ዩኒቨርስቲ ውስጥ ተምረው ከወጡ በኋላ ተማሪዎች ሂደው የሚሰሩት የስራ አይነት ነው።

በሀገራችን ውስጥ የተለያዩ መኖሪያ ቤቶች መካከል አንዱ የሆነው ኮንዶሚኒየም ሲሆን ኮንዶሚኒየም አብዛኛውን ጊዜ እስከ 3 4ኛ ፎቅ ድረስ ይደርሳል እና ሰዎች ተከራይተው የሚኖሩበት ቦታ ነው።

የአገዉ ህዝብ ማህበረሰብ ከሚለብሳቸዉ ባህላዊ ልብሶች መካከል የጃኖ ልብስ ነዉ። እና ይህ የጃኖ ልብስ አብዛኛዉን ጊዜ በቀይ ሆኖ እጅና እግርየዉ ላይ የቀይ ክር ይኖረዋል ማለት ነዉ።

ስነ-ሕንፃና ግንባታ ዉስጥ አስፈላጊ ከሆኑት ዉስጥ እቃዎች መካከል አንዱ ሲሚንቶ ነዉ። ሲሚንቶ እቃዎችን ማለትም አሸዋ እና ዉኃዉ አንድ ላይ ተጣብቆ እንዲቀር ለማድረግ ነዉ።

የጎንደር ህዝብ ማህበረሰብ በጣም ተሳስሮ ከሚኖሩ ማህበረሰቦች ውስጥ መካከል አንዱ ለረጅም ጊዜ ከኖሩ ማህበረሰቦች መሃከል አንዱ ነው።

ሴቶች ለመዋቢያነት ከሚጠቀሟቸው የተፈጥሮ ነገሮች መካከል አንዱ አቮካዶ ነው። አቮካዶ በጣም ቅባት ያለው ንጥረ ነገር ያለው ፍራፍሬ ከመሆኑ የተነሳ ሴቶች ለመዋቢያነት ይጠቀሙታል።

የኤሌክትሮኒክስ እቃዎች መካከል ውስጥ የሆነው ታብሌት ሲሆን ታብሌት ከስልክ ከፍ ያለ ከኮምፒውተር ደግሞ አነስ ያለ ቅርጽ አለው ማለት ነው እና ለተለያዩ አገልግሎቶች እንድንጠቀምበታለን።

ቡና ቤቶች ስማቸው እንደሚያመለክተው የሚሸጡት በአብዛኛው ጊዜ ቡና ሲሆን ቡናን ከቆሎ በኋላ ፈጭተው የሚያፈሉበት ስነ ስርዓት ነው ማለት ነው ።

ሴቶች ጸጉር ቤት ሄደው ከሚሰሯቸው ስሬቶች መካከል አንዱ ከርልዝ ይባላል ማለትም ይሄ ጥቅልል ተደርጎ ብቻ የምንሰራው የጸጉር ስሬት አይነት ነው።

የአማራ ክልል አርማ እርግብ በአፏ ሚዛን ይዛ ከዚያ ቤተመንግስቱ የጎንደር ቤተመንግስት ቆሞ ይታያል።

ለመጓጓዣነት ከምንጠቀምባቸው ተሽከርካሪዎች መካከል ውስጥ አንዱ ባስ ሲሆን ባስ የተለያዩ ሰዎችን በብዛት መያዝ የሚችል ተሽከርካሪ ነው።

ኢትዮጵያ ውስጥ ከሚጎበኙ የተለያዩ ቦታዎች መካከል አንዱ የሆነው የአክሱም ሀውልት ሲሆን የአክሱም ሀውልት በትግራይ ይገኛል ይሄም ቦታ በጣም ከሚጎበኙ ቦታዎች መካከል አንዱ ነው።

የኦርቶዶክስ ተዋህዶ ሃይማኖት በኢትዮጵያ ላይ ለረጅም ዘመናት ሲያገለገሉ ከቆዩ ሃይማኖቶች ውስጥ አንዱ ሲሆን ይህ ሃይማኖት በኦርቶዶክሳውያን ዘንድ በጣም ተቀባይነት ያገኘ ሀይማኖት ነው ።

በፋሽን ኢንዱስትሪ ላይ የተለያዩ ዲዛይነሮች በተለያየ ልብሶችን እየተጠቀሙ ይሰራሉ ከነዚህም መካከል የሚጠቀሟቸው የልብስ አይነቶች መካከል ሌዘሮች አንዶቹ ናቸው ማለት ነው።

የኢትዮጵያ ባህላዊ ምግቦች መካከል ውስጥ አንዱ የሆነው ገንፎ ሲሆን ገንፎ ከፊርኖ ዶቄትም ሊዘጋጅ ይችላል ከጤፍም ሊዘጋጅ ይችላል እና በቅቤና በጨው ተለውሶ የሚበላ ነው።

አካባቢያችንን ጽዱ ሲሆን ለአይን የሚስብ እንደሙሂን ይታወቃል። ንጹህ ለማድረግ ቆሻሻዎችን በየተለያየ ቦታ ይቀመጣል። ቆሻሻ መሰብሰቢያዎችን እነዚህ ቆሻሻ መሰብሰቢያ ማዳበሪያ ትራሽ ካን ይባላሉ።

ከቤት እቃወች መካከል ውስጥ አንዱ የሆነው ሞሰብ ሲሆን ይህ ሞሰብም እንጀራችንን ለማስቀመጥ ደርደን ለማስቀመጥ የሚጠቅመን ነው ።እና የኢትዮጵያውያን ነው በባህላዊ መንገድ የሚሠራው።

ወንዶች በአብዛኛውን ጊዜ ለማጌጥ ከሚጠቀሙባቸው ነገሮች መካከል አንዱ የእጅ ሰአት ነው። ይህን የእጅ ሰአት የሚመረምር አይነት የእጅ ሰአት አድርገው ከአለባበሳቸው ጋር ሲሄድ ያጌጡበታል ማለት ነው።

ምግብ ቤቶች ላይ ከሚሸጡ ዋና ዋና ምግቦች መካከል ውስጥ አንዱ የሆነው ዶሮወጥ ሲሆን ይህ ዶሮ ወጥ በኢትዮጵያ ባህላዊ ምግብ እስከ መሆኑ የተነሣ በቀዩ ተሰርቶ ይቀርባል ማለት ነው።

በመዝናኛና መናፈሻ አካባቢዎች ከሚሸጡት ምግቦች መካከል አንዱ አሳ ነዉ። በተለይ በባህርዳር አካባቢ አሳ በየቦታዉ ስለሚጠመድ አጥምደዉ እዚያዉ ላይ አጥበዉ ጠብሰዉ ይሸጣሉ።

አርእስት ዜና ማለት ወደ ዝርዝር ዜና ሳንገባ አጠቃላይ ስለሚቀርበው ዜናው መጀመሪያ ላይ ዋና ዋና ተብሎ የሚታሰበውን ሐሳብ ዝርዝር ዜናመረጃ የሚቀርብበት ነው።

ከሱፐር ማርኬት እቃዎች ዉስጥ አንዱ የሆነው ጁስ ሲሆን ጁስ በተለያዩ አይነት ቃናዎች በማንጎ ጁስ በአናናስ በተለያየ ታሽጎ በሱፐር ማርኬት ዉስጥ ቀጥታ ማግኘት እንችላለን ማለት ነው።

በቤታችን ውስጥ ከምንገለገልባቸው የተለያዩ ኤሌክትሮኒክስ አይነቶች መካከል አንዱ ሂድ ሴት ሲሆን ሂድሴት ሙዚቃ ለማዳመጥ እንድሁም ደግሞ ከስልካችን ጋር በቀላሉ በብሉቱዝ አገናኝተን የምንጠቀመው እቃ ነው።

በቴሌቭዥን የተለያዩ ካምፓኒዎች ስራቸው እንዲተዋወቅላቸው ከሚፈልጓቸው ነገሮች መካከል አንዱ የኔትዎርክ ሲይስተም ነው አሁን ለምሳሌ የሳፋሪኮም ኔትዎርክን ተጠቀሙ ብለው ማስታወቂያ ይሰራሉ።

በአሁኑ ሰዓት ከሚገኙ ባህርዳር ከሚገኙ የተለያዩ ትምህርት ቤቶች መካከል የግል ትምህርት ቤት ሆኖ ለብዙ ዓመት ሲያገለግል የቆየው አንዱ ባህር ዳር አካዳሚ ይባላል ባህርዳር አካዳሚ የመጀመሪያ ደረጃም የሁለተኛ ደረጃም ትምህርት ቤት አለው።

ከቤት እቃዎች መካከል አንዱ የሆነው መወልወያ ሲሆን መወልወያ ቤታችንን ለማፅዳት የምንጠቀምበት የቤት እቃ መካከል ውስጥ አንዱ የሆነው እሱ ነው።